የትምህርት ልማት መንገድ ካርታ የኢትዮጵያ መንግስት የረጅም ጊዜ ስትራቴጂ በመደገፍ የአጠቃላይ ትምህርት ዘርፍ ለማሻሻል እየሰራ ነው ካርታ የትምህርት ጥራትና ተደራሽነት ላይ ለውጥ ለማምጣት ያለ ነው

የእንግሊዝኛ ሚና የእንግሊዝኛ ቋንቋ በእጅጉ ደረጃ የመማሪያ ቋንቋ ነው። ተማሪዎች በከፍተኛ ትምህርት እና የዓለም አቀፍ ግንኙነት በምትፈልገው ደረጃ ቋንቋው እንዲጠቀሙት ትኩረት ይደረጋል።

የአየርና የምድር መጓጓዣ ደብዳቤዎች እና እቃዎች በኢትዮጵያ ውስጥ በአውሮፕላን ወይም በተለያየ ቦታ በመኪና ወይም በሌሎች ትራንስፖርት ይጓጓዛሉ የትራንስፖርት አይነት የጊዜ ገደብን ይወስናል።

የወላጆች ተሳትፎ የወላጆች ቤተሰብ ንቁ ተሳትፎ ለልዩ ፍላጎት ተማሪዎች ትምህርት ስኬት ቁልፍ ነው ወላጆች በልጆቻቸው እቅድ ዝግጅት ላይ እንዲሳተፉ ይበረታታሉ።

ኳስ በሁለት ቡድኖች መካከል ኳስን በእጅ ወደ ተጋጣሚ ጎል በማስገባት የሚደረግ በጣም ጨዋታ የእግር ኳስ እና የቅን የቅርጫት ኳስ ባህ ጥንካሬ አስፈልገዋል

የአገልግሎት መስፋፋት ለኢትዮጵያ ፖስታ ቤት በአዲስ አበባ እና በክልል ከተሞች የተለያዩ ቅርንጫፎች አሉት። እነዚህም ቅርንጫፎች መልዕክቶች ፣እቃዎችን እና ሌሎች የሰነድ ወደተለያዩ አካባቢ ያደርሳሉ።

የተግባር ልምምድ ተማሪዎች በየመስካቸው ተግባራዊ ልምምድ እንዲያደርጉ ይደረጋል። ይህም ከዩኒቨርሲቲ አለም ይህም የሚደረገውን ሽግግር ያቀላል።

የመስኖ ውሃን ከመጠን በጠ ቀም የአፈር ለምነት ወይም የአፈ ወጠ ይችላል ትክክለኛ የውሃ አጠቃቀም ዘዴ መከተል አለበት

የበረዶ ፈጣን አካላዊ እና አስደሳች የሆነ የቡድን ስፖርት ነው ተጫዋቾች በበረዶ ላይ በስኬት እየተሸረተቱን በዱላ ወደ ጎል ያስገባሉ ከፍተኛ ፍጥነትና ቅንጅት ያስፈልጋል

የዝቅተኛ ውጤት ችግር በርካታ ተማሪዎች በብሔራዊ ፈተናዎች ዝቅተኛ ውጤት ያስመዘግባሉ ይህም በትምህርት ጥራት ላይ ያሉትን ክፍተቶች የሚያመለክት ሲሆን የትምህርት ሚኒስትር ትኩረትን ይሻል።

የጨቅላ ህፃናት እንክብካቤ አዲስ የተወለዱ ህፃናት ጥራት ያለው እንክብካቤ መስጠት ዋና ተግባር ነው። በተለይም ክብደታቸው ዝቅተኛ የሆኑት ትኩረት ያገኛሉ።

የኤክስፐርት አስተዋጽኦ ጤና የእንስሳት ተረፈ ምርቶች ገበያ ሲቀርቡ የህክምና ያስፈልጋል ለውጭ ምንዛሪ ግኝት ወሳኝ ነው።

የእናቶች ወተት ማጥባት የመጀመሪያው ስድስት ወራት ማጥባትን ማበረታታት የህፃናትና ጤናና ለማሻሻል ዋናው ስልት ነው።

ከሥራ ገበያ ጋር በተሳሳያለ የዩኒቨርሲቲ ርዓት ምህልድ ከአጋሪቱ የሥራ ገበያ ፍላጎት ጋር ተመጣጠኝ እንዲሆን በየግቢያ ይገመገማል ይህም ተመራቂዎች ለሥራ ዓለም ብቁ እንዲሆኑ ይረዳል።

የሀገር ስነምግባር እና ፍቅር ትምህርት ተማሪዎች የሀገራቸውን ባህል ፣ታሪክ እና እሴቶች እንዲረዱ ያደርጋል። በግብረገብ ትምህርት አማካኝነት ተማሪዎች ሀላፊነት የሚሰማቸው እና ስነምግባር ያላቸው ዜጎች እንዲኑ ይፈለጋል።

የሰለጠነ የሰው ኃይል የምስኖር ፕሮጀክቶችን በአግባቡ ለመንደቭ ለመገንባትና ለመጠገን የሚያስችል በቂ የሰለጠነ የኢንጂኒሪንግ እና የግብር እና ባለሞያ አስፈልጋል፡፡

ማሕበበቻበአገልግሎት ዩኒቨርስቲዎች ዕውቀትን እና ቴክኖሎጂ ወደ ማሕበረሰበው በማውረድ የልማድጋት ይሰጣሉ የጤና አገልግሎት እና የግዙ እና ኤክስቲንሽን አገልግሎት ዋናዎቹ ናቸው

የፆታዊ ጥቃት መከላከል እና ምላሽ ከፆታዊ ጥቃት ጋር ተያይዞ የሚመጣ አካላዊ እና ስነልቦናዊ ጉዳት ለመቀነስ ፈጣን የህክምና እና የህግ ድጋፍ ይሰጣል።

የመሰርንተልማት የትምህርት ቤቶች እንፃዎች የመማሪያ ክብሎች እና መጸዳጃ ቤቶች መሟላት ለጥራት ወሳኝ ነው በተለይ በገጠር አካባቢዎች የመጠጥዋ እና የተሟላ መጸዳጃ ቤቶች መኖር ይፈለገል፡፡

የአካባቢ ጥበቃ ትምህት ህፃናት ከልጅነታቸው ጀምሮ የአካባቢ አስፈላጊነትና ጥበቃውን እንዲረዱ ትምህርት ይሰጠል ለዘላቂ ልማት እንዲያስችል አስተሳሰብ ይገነባሉ።

የአጭር እና እርዥን ጊዜ ስልጠና tዲat ከአንድ አመት በላይ የሚቆል እርዥን ጊዜ ስልጠና እና ለጥቂት ወረት የሚቆይ አጭር ጊዜ የቭቃት መጎል ብቻ ሥልጠናዎችን ይሰጣል።

የቋንቋ አጠቃቀም በኢትዮጵያ ፖሊሲ መሠረት በአንደኛ ደረጃ ትምህርት የክልሎች የአፍ መፍቻ ቋንቋዎች መማሪያ ቋንቋ ይሰራሉ ተማሪዎች ትምርቱ በቀላሉ እንዲረዱ እና በትምህርታቸው ውጤታማ እንዲሆኑ ይረዳል